ኮሌራ በኢትዮጵያ ውስጥ በተለይ በጎርፍ አደጋ በስደትና በምለት በሚከሰት ጊዜ በስፋት የሚከሰት ከባድ ተቀማጥ በሽታ ነው በፍጥነት ለሞት ሊዳርግ ይችላሉ የህዝብ ንጽህና ማሻሻልና ፈጣን የህክምና መስጠት ወሳኝ ናቸው።

የወሊድ መቆጣጠሪያ አገልግሎት በኢትዮጵያ ጥቅም ላይ የሚቆጣጠሪያ ከፍተኛ የወሊድ መቆጣጠሪያ ውጤታማ የቤተሰብ ወሳኝ መልካም ነው።

የቤተሰብ እቅድ አገልግሎት ውሰነ ምንም እንኳን በቤተሰብ እቅድ አገልግሎት ተደራች የጨመረ ቢመጣም ባልተሟላ ፍላዎት ምክንያት ከፍተኝ የሆኑ የህዝብ ቁጥ መጨመር ይታያ ብዙ ሴቶች የመውለድ ፍላወት ለመቆጣተል ቢፈልጉን ዘመናዊ የውሌድ መከላከያ ዘዴውት መግኘቶሆ ነም ያለማቋረት መጠቀም፡፡

የአካባቢ አካባ ቢ አጠቃቀም የመጸዳጃ ቤት ግንባታና አጠቃቀም እንዲሁም እጅ መታዘዝ በተመለከተ ግንዛቤ ያስፋፋ እና ሌሎች የሚከላለፉ በሽታዎችን ለመከላከል ወሳኝ ነው።

የአምሮ ጤና በሥራ ቦታ በሥራ ቦታ የሚፈጠር ውጥረት እና የአእምሮ ጤና ችግሮች በአሰሪዎች እና በሠራት የሚዘንድ በቂ ግንዛቤ አይሰጣቸውም የሥራ ቦታ የእምሮ ጤና ፕሮግራሞች ይጥረትም ስላለህ መሙ እንዲስፈፋ ያደርገር፡፡

የወሊድ ክብደት ማነስ የወሊድ ክብደት ማነስ በተለይም ያለ ጊዜ መውለድ እና እናቶች የተመናጠነ ምግብ እጥረት ምክንያት የሚከሰት ሲሆን ሕፃናት ለብዙ የጤና ችግር ያጋልጣል። የእናቶች ቅድመ ወሊድ ክትትል ማጠናከር እና የርግዝና ወቅት አመጋገብ ምክንያት ዋና መከላከያ መንገዶቹ ናቸው።